በስነ ህንፃና ግንባታ ስራ ውስጥ በጣም አስፈላጊ ነገር አካፋ ነው። አካፋ ብዙ ጥቅሞች ያሉ ሲሆን ከእነዚህም ጥቅሞች ውስጥ ከአንድን ነገር ወደ አንድ ነገር ዝቆ ለመጨመር ይጠቅማል።

ጎጆ ቤት በሀገራችን የገጠርማ ክፍል በሚባለው አካባቢ በብዛት የሚሰራ ሲሆን የሳር ክዳን ያለው እና መዝጊያውም ደግሞ ወይም ደሞ በሩ በእንጨት የተዘጋ ነው።

ፋሲል ግንብ በጎንደር ከተማ የሚገኝ በአፄ ፋሲለደስ ዘመን የተመሰረተ ወይም የተገነባ ህንፃ ሲሆን ይህም ለቱሪዝም መስህብነት የሚዉል እንዲሁም ታሪካዊነት ያለዉ ህንፃ ነዉ።

እንደሚታወቀው ከተሽከርካሪዎች ወይም ደግሞ ከመጓጓዣ ውስጥ አንዱ የሆነችው ባጃጅ ሶስት ጎማ ያላት ሲሆን የአጭር ርቀት ወይም ደግሞ አነስ ያለ ርቀት ለሚሄዱ ሰዎች ለመጓጓዣነት ታገለግላለች።

ጥቁር ሰሌዳ ለትምህርት ከሚያስፈልጉ ነገሮች ውስጥ አንዱ ሲሆን መምህራኖች ተማሪዎችን ለማስረዳት በጠመኔ ጥቁሩ ሰሌዳ ላይ ጽፈው ተማሪዎቻቸውን ያስረዳሉ።

በሀገራችን ነግሶ ከነበረ መሪ አንዱ ቴዎድሮስ ሲሆን በህዝብ ዘንድ ተወዳጅነትን ያረፈ ለሀገራችን ሰላም አንድነትን መታሰብን ማሰብን ፍቅርን ከአስተማሩ የኢትዮጵያ መሪዎች ከነበሩ ታዋቂ ሰዎች አንዱ ቴዎድሮስ ነው።

የአንገት ጌጥ ብዙ ጊዜ ሴቶች አንገታቸው ላይ የሚያደርጉት የጌጥ አይነት ሲሆን የተለያየ ቀለማትና ቅርጽ ይዞ እንመለከታለን። ሴቶች ብዙ ጊዜ ለመዋቢያነት ወይም ደግሞ ለማጌጥ ሲፈልጉ የአንገት ጌጥን ያደርጋሉ።